በስነ ወሲብ ጤና ችግር ምክንያት የተያዙና የስነ ወሲብ ችግር ያጋጠማቸው ሰዎች ወደ ጤና ተቋማት በመሄድ ምርመራ በማድረግ ክትትል ቢያደርጉ መዳን እና ወደ ነበሩበት መመለስ ይችላሉ።

የአካባቢ ጤና መጠበቅ ማለት ለተለያዩ አገልግሎቶች እና እንዲሁም የተለያዩ ተቋማትን ጨምሮ ሁሉንም አይነት እንክብካቤ እና ድጋፍ ማድረግ ነው። የአካባቢ ጤና ሲጠበቅ የማህበረሰብ ጤናም ይስተካከል።

በእርግዝና ደረጃ ላይ የሚገኙ አዋቂዎች እንቅብካቤ ከሚያስፈልጋቸው የማህበረሰብ ክፍሎቹ ውስጥ አንዱ ናቸው እነዚህም የማህበረሰብ ክፍሎች በተለያዩ ችግሮች ላይ ሚጠቁ እንክብካቤ ያስፈልጋቸዋል

ራስን መሳት ራስን መሳት ከአእምሮ ጤናዎች መካከል አንዱ ነው ራስን መሳት ብዙ ጊዜ ብዙ ነገሮችን መርሳትና እንዲሁም የተለያዩ ነገሮችን ማየት አለመቻልና አለማገናዘብን ይጨምራል።

የስፖርት እንቅስቃሴ ከእለት ተዕለት ክንዋኔዎች ያስፈላጊ ከሆኑ ነገሮች ዋነኛው ነው የእስፖርት ጥቅም በጠዋት ተነስተን እንዲሁም በምሽት የሚናከናውነው የዕለት ተእለት ተግባር ነው።

የሀበሻ መድሀኒት ያበሻ መድሃኒት ጥናት ከተደረገባቸው እና እንዲሁም በአግባቡ ህመምተኞች ላብራቶሪ ተመርምረው ቢሰጣቸውና መጠጊያ የሌላቸው መድኃኒቶች ናቸው

የስነ ተዋልዶ የጤና አገልግሎት ቅድሚያ ሊሰጣቸው የሚገባ የእናቶች የማህበረሰብ ክፍሎች ናቸው። እነዚህን እናቶች ወላጆች ስለሆኑ የስነ ተዋልዶ ጤና እንክብካቤ ያስፈልጋቸዋል።

ኤች አይቪ ኤድስ በብዛት የሚያጠቃቸው ወጣትነት እድሜ ውስጥ የሚገኙ የማህበረሰብ ክፍሎችን እነዚህም የማህበረሰብ ክፍሎች ከፍተኛ በሆነ የግብረ ስጋ ግንኙነት ከአንድ ሰው ወደ ሌላው ሰው በቀላሉ በመተላለፍ አደጋ እያደርስባቸዋል።

የስነ ወሲብ ጤና የብልት መስነፍ አንዱ ሲሆን ይህም ከፍተኛ የሆነ ማህበራዊ እና እንዲሁም ከፍተኛ የሆነ ስነ ልቦናዊ ጫናዎችን ያስቀጥላል

የአረም መድኃኒት የጸረ አረም መድሀኒት የሚያገለግለው በሰብሎች መካከል የሚበቅሉ አላስፈላጊ ሳሮችንና እጽዋቶችን ለማጥፋትና ሰብሉ በጥሩ ሁኔታ እንዲያፈራ ለማድረግ ነው።

እያንዳንዱ ማህበረሰብ የአካባቢ ጤና ልማት ተሳትፎ የማረግ ጌታ አለበት አካባቢ ለሁሉም የጋራ መጠቀሚያ እና እንዲሁም ያለው

የድንገተኛ ጊዜ እንክብካቤ እጅግ አፋጣኝና ቶሎ ምላሽ የሚጠይቁ የተለያዩ ችግሮች እና አዳጋዎች በሚያጋጥሙ ጊዜ ለማህበረሰቡ አገልግሎት የሚሰጥ አካል ነው።

መርፌዎች ወይም ሲሪንጅ የሚያገለግለው ከታማሚዎች ናሙና ለመውሰድና እንዲሁም ለተማሪዎች የሚሆኑ መድሃኒቶችን በመርፌ መልክ ለመስጠት ጭምር ነው።

ፋሻ ፋሻ ከሕክምና መገልገያ መሣሪያዎች ውስጥ አንዱ ነው። ፋሻ በብዛት የሚያገለግለው የተለያዩ እግራቸውን ወይንም እጃቸውን እና የተለያዩ የሰውነት ክፍሎቻቸውን የቆሰሉ እንዲሁም የደሙ አካሎችን ለመሸፈን ነው።

ጋንቤ የሕክምና ሕንፃዎች እነዚህ ሕንፃዎች እጅግ የሚያመምሩ የሴራሚክእና የግንባታ ሕንፃዎች የተገነቡ ናቸው እነዚህም ሕንፃዎች ብዙ ታካሚዎችን ማስተናገድ የሚችል ሀክም አላቸው

የግል ክኒሊክ ሕንፃዎች ብዙን ጊዜ ጠባብና እንዲሁም በእክራይ ውስጥ የሚገኙ ናቸው። እነዚህም ሕንፃዎች ከተለያዩ ባለሀብቶች አንድ ክላስ ወይንም ሁለት ክላሶችን በመከራየት የሚያገለግሉ ናቸው።

የጥበበጊውን የሕክምና ሕንፃዎች እነዚህ ሕንፃዎች ከአንድ ወጥ ሕንፃ የተሰሩ ሲሆኑም የተለያዩ መሰከያዎችና እንዲሁም የተለያዩ ደረጃዎች ያሏቸው እጅግ ሰፋ ያሉ ፈውቆች ናቸው፡፡

የሕክምና ሕንፃዎች እነዚህ ሕንፃዎች ለታካሚዎች ምቹ እና ተገቢ ቦታን በመምረት ና እንዲሁም ታካሚዎችን ታሳቢ ያደረጉ ቤቶችንና ክፍሎችን መገንባት እና ማዘጋጀት ነው

የሴት ልጆች አለመርካት እና እንዲሁም ቶሎ የመርካት አይነት አጋጣሚዎች በብዙች ዘንድ የሚከሰቶ የስነ ወሲብ የጤና ችግሮች ናቸው እነዚህም ችግሮች ለብዙ ቤቶች የመፍረስ ምክንያት ሆነዋል፡፡

የሃ በሻ መድሃኒት የሃ በሻ መድሃኒት እጅህ ከፍተኛ የሆነ ጉዳትን ሊያስከትል የሚችል መድሃኒት ነው የሃ በሻ መድሃኒት በአግባቡ ስለማይወሰድ ሰውነታችንን ሊገዳ ና እስከሞጥ ድረስ ያደርስ ይችላል

ጉንፋን ከተላላፊ በሽታዎች ውስጥ አንዱ ሲሆን ጉንፋን በብዛትም ገዳያር ሆነ ተላላፊ በሽታ ነው። ይህም በሽታ በቀላሉ የሚዝና እንዲሁም በቀላሉ ቶሎ የሚለቅ በሽታ ነው።

የጤና ፖሊሲ ወይንም ግንዛቤዎች ከምንላቸው መካከል የጤና ባለሙያዎችን የማሰልጠንና እንዲሁም ደግሞው ትክክለኛ እና አስተማማኝ የሆኑ የትምህርት ማስረጃዎችን የመስጠትና የማጽደቅ ፖሊሲ ወይንም ስርዓት አንዱ ነው።

የጥርስ ሃኪሞች እነዚህ ሃኪሞች ከሕክም እና ሰራተኞች ውስጥ ይመደባሉ እነዚህም ሃኪሞች በብዛት የሚሰለትኑት ለጥርስ እና በጥርስ ምክንያት ለሚመጡ ተያዥ በሽታዎች ነው